ፓርከር ፡ፓርከር በሀገራችን ለጽህፈት መሳሪያ ከምንጠቀምባቸው መሳሪያዎች መካከል አንዱ ሲሆን አንዳድ ቃላቶችን ጎላ አድርጎ ለመጻፍ ያገለግለናል።

ጥበብና ባህል የቱሪዝም መስህቦች በመሆን የኢኮኖሚ እድገትን የሚያበረታቱ ሲሆን የባህል ልውውጥን ያመጣሉ።

ሾላ ሸዋ በሃገራችን በከፍተኛ ቦታዎች በደጋማ ቦታዎች አካባቢ ከሚበቅሎ እፅዋቶች መካከል ተጠቃሽ ሲሆን ይህም ፍሬው ለምግብነት አገልግሎት ይውላል ።

የገብረ እሸት ሙዚቃ የገብረ እሸቱ ሙዚቃ በአገራችን ተወዳጅ ከሆኑ ሙዚቃዎች መካከል አንዱ ሲሆን ይህም ስለ ሀገር አንድነት ሰላምና ፀጥታ የሚዘፍን ትልቅ ተወዳጅ የሆነው ሙዚቃ ነው።

እረኝነት፤ እረኝነት በገጠራማ ማህበረሰብ ላይ ለግብርና መንስኤ የሚሆኑት ወይም ለግብርና ግብዓት የሚሆኑ እንስሳቶችን በመስክ የሚመገቡበት ቦታ የወሰደው በግብርናው ጥሩ አስተዋጽኦ የሚያደርግ ነው።

የሀገራችን የኢትዮጵያ ባንዲራ፡- የኢትዮጵያ ባንዲራ የሀገሪቱን ሰላም ሉአላዊነት እና አንድነት እንዲሁም የህዝቦችዋን የወደፊት ተስፋና ራዕይ የሚገልጽ የሀገራችን የመገለጫ ነው።

የትምህርት አገልግሎት ፦ የትምህርት አገልግሎት በሀገራችን ከሚገኙ መሰረታዊ አገልግሎቶች አንዱ ሲሆን ይህም ትውልዱን በአስተሳሰብ እና በተለያዩ ነገሮች ብቁ ለማድረግ መንግስት የሚሰጠው ፤ በየቦታው ተቋም አዘጋጅቶ የሚሰጠው መሰረታዊ አገልግሎት ነው ።

ጠረጴዛ በሀገራችን ካሉ የቤትና የቢሮ እቃዎች እቃዎች መካከል አንዱ ሲሆን ይህም በዋናነት የሚያገለግለው የተለያዩ መረጃዎችን ለመያዝ ወይም ለመስጠት ያገለግላል።

ስነ ህንጻ የተለያዩ ቁሳቁሶችን በጥበብ በመጠቀም ልዩ የሆኑ ውበት ያላቸውንና ዘላቂነት ያላቸውን ህንፃዎችን ይፈጥራል፤ ግንባታ ደግሞ እነዚህን ቁሳቁሶች በትክክለኛ መንገድ በመገጣጠም ጥንካሬን ያረጋግጣል

የሳምሰንግ ስልክ የሳምሶንግ ስልክ በሀገራችን ከሚገኙ የሱፐር ማርኬት ምርቶች መካከል አንዱ ሲሆን በተለያዩ ነጋዴዎች ከሳውዝ ኮርያ ወደ ሀገራችን እየገባ ለህዝቡ ትልቅ ዋስትና ያለው ነው።

ግዮን ሕንፃ:- ግዮን ሕንፃ በተለያዩ አዲስ ቅርፅ እና እንዲሁም በአዲስ ዲዛይን መልኩ እየተሰሩ ካሉ ሕንፃዎች መካከል አንዱ ሲሆን ለተመራቂ ተማሪዎች እያገለገለ የኒገኝ ሕንፃ ነዉ።

ተፈጥሮና አካባቢ፤ ተፈጥሮና አካባቢ ማበረሰባችን በየሰፈሩ የተፈጥሮ ሃብቶችን እንዲሁም የአካባቢውን የአየር ንብረት የኑሮ ዘይቤ እንዲሁም የዕለት ተዕለት ኑሮዎችን የሚካተትበት ሃሳብ ነው።

የእንስራ ስራ:- የእንስራ ስራ በሀገራችን ከጥበብ ስራዎች መካከል አንዱ ሲሆን ይህም በአብዛኛዉ በገጠር ማህበረሰብ ስራዎቹይ አንዱ እንደ መተዳደሪያ አድርገዉ የሚቆጥሩት የስራ አይነት ነዉ።

የአረቂ መጠጥ:-የአረቂ መጠጥ በአገራችን በተለይም ደግሞ በገጠራማ አካባቢዉ ሰዎችን እንዲሁም ደግሞ ገበሬዎችን ጥሩ የሆነ መጠጥ አለ የሚሉት ነዉ።

ጅም ። ጅም በሀገራችን ካሉ የስፖርት አይነቶች መካከል አንዱ ሲሆን ይህም ወጣቱ የተለያዩ ክብደት ያላቸው እቃዎችን በማንሳት ጡንቻዎችን ወይም አቅሙን የሚያዳብርበት የስፖርት አይነት ነው ።

የቴሌቪዥን ዜና የቴሌቪዥን ዜና በአገራችን የተከሰቱ አንድ አንድ ወቅታዊም ሆነ ወቅቱን ያልጠበቀ ጉዳዮችን ለህዝቡ ተደራሽ ከሚያደርጉት ከዜና ምንጮች መካከል አንዱ ነው::

የወረቀት ማስታወቂያ ፦ የወረቀት ማስታወቂያ በሀገራችን በተለይም ደግሞ በገጠርማ አማካባቢው መብራትና ኤሌክትሮኒክስ ባልተስፋፋበት መንገድ ነጋዴዎች እንዲሁም የተለያዩ ባለሃብቶች ምርታቸውን እናም ሌላም ነገር ለማስታወቂያ የሚጠቀሙበት የመረጃ አውታር።

የማር ንግድ ። የማር ንግድ በሀገራችን ከሚገኙ ልዩ ስራዎች መካከል አንዱ ሲሆን ይህም የንብ ወርቃማ ውጤት የሆነው ለጤና መጠበቅ ዋስትና የሚሆነውን የማር ንግድ ከአንድ ቦታ ወደ ሌላ ቦታ የመገበያየት ሂደት ነው ።

ተፈጥሮና አካባቢ ተፈጥሮና አካባቢ የአንድ ሳንቲም ሁለት ገጽታዎች ማለትም ጥብቅ የሆነ ትስስር ያላቸው በማህበረሰቡ ዘንድም አብረው ከህይወት ከእለት እለት ኑሮ ጋር የሚኖሩ ሀሳቦች

ድመት የቤትና የዱር እንስሳት ስትሆን በቤት ውስጥም ሆነ በዱር አይጦችን በማደን ላብረተሰቡ ትልቅ ጠቀሜታ ያላት የእንስሳት አይነት ናት።

ዘይቶን፡-ከሀገራችን ካሉ አትክልትና ፍራፍሬዎች የሚመደብ አንዱ ሲሆን በጣም የሚወደድ የፍራፍሬ አይነት ነው

ጣና መናፈሻ በሀገራችን ትልቅ በቱሪስቶችም ሆነ እንዲሁም በሀገር በቀል እንግዶች እንደ ታላቅ መዝናኛና መናፈሻ እያገለገሉ ከሚገኙ መዝናኛዎች መካከል አንዱ ጣና መናፈሻ ነው።

የሀገር አርማ የሀገር አርማ ሀገራችን ህዝባችን ይወክሉኛል የሚሉትን አባል በመወከል የውስጥ የሆነ ሰላምን አንድነትን ነፃነቱን ሉዋላዊነትን የሚገልፅበት መንገድ ነው።

ቱሪዝም በሀገራችን የሚጎበኙ ትልቅ ቱሪስት መስህብ ታሪክ ቦታዎች ያባቶቻችን የስራ ውጤቶችን የምንጎብኝባቸው አይነቶች ናቸው።

ነሀስ:-ነሀስ በሀገራችን ለማጌጫ ከምንጠቀምባቸዉ ንጥረ ነገሮች አንዱ ሲሆን ከወርቅ ዝቅ ያለ ከብር ደግም ከፍ ያለ የማስጌጫ አይነት ነዉ።

ትምህርት፤ ምህርት በሃገራችን ተውልዱን ለመቅረጽ ከሚደረጉ አስተዋጽኦዎች መካከል አንዱ ሲሆን በተለይ በደሞ ከአምስት እስከ 30 እድሜ መካከል ያለው ህዝቦችን ቀጥተኛ በሆነ ወይም እራሱ የሆነ ተቋም ተዘጋጅቶ የሚሰጥ ነው።

ሥራ የሰው ልጅ የዕለት ተዕለት እንቅስቃሴ አካል ሲሆን የገቢ ምንጭ ከመሆን ባለፈ ለግል እድገትና ለማህበረሰብ ተሳትፎ ወሳኝ ነው።

በላይ ምግብ ቤት በላይ ምግብ ቤት በሀገራችን ታዋቂ ወይም ትልቅ ምግብ ቤት ውስጥ አንዱ ሲሆን ታላላቅ እንግዶችን የሚቀበሉበት ትልቅ ምግብ ቤት ነው።

2. የሬዲዮ ማስታወቂያ : በሬዲዮ ጣቢያዎች የሚተላለፍ፣ ድምጽ ብቻ ያለው የማስታወቂያ ዓይነት። ተደማጭነቱ ከፍተኛ በሆኑ የሬዲዮ ፕሮግራሞች ጊዜ ይተላለፋል።

ቅባት፤ ቅባት በተለይም ደግሞ በሀገራችን በሴቶች በኩል ፀጉራቸውን በማበጠርና ቅባት በመቀባት ውበታቸውን የሚጠብቁበት የፀጉር ማስዋቢያ አንደኛና ዋነኛው መንገድ ነው።

ባህል ከትውልድ ወደ ትውልድ የሚተላለፍ ሲሆን የህብረተሰብን ማንነትና ታሪክ ጠብቆ ለማቆየት ወሳኝ ሚና ይጫወታል።

የግድግዳ ስዕሎች አንድን ቤት ውብ እንዲሆን የሚያደርጉ ናቸው።

ግራጓ ግራጓ በሀገራችን በደጋማ አካባቢ ከሚበቅሉ እጽዋቶች መካከል አንዱ ሲሆን ይህም ለብዙ አገልግሎት ለአገራችን ይጠቅማል።

የጆሮ ጌጥ በጆሮ ላይ የሚደረግ ጌጣጌጥ ወይም ጌጥ ነው። በተለምዶ በጆሮ አንጓ (lobe) ላይ ቀዳዳ በመፍጠር የሚንጠለጠል ወይም የሚጣበቅ ሲሆን፣ በአንዳንድ ባህሎች በጆሮው የላይኛው ክፍል ወይም በሌሎች የጆሮ አካባቢዎችም ይደረጋል።

የሀገራችን የመልካ ምድር ታሪክ እንግዲህ ብዙ ወጣ ገባ የበዛበት እንዲሁም በሳተ ገሞራ፣ በመሬት መንቀጥቀጥና እንዲሁም በተለያዩ የሙቀት እና የውርጭ መፈራረቅ የሚካሄድባት ሀገር ናት።

የቅርቆሮ ንግድ የቆረቆረው ንግድ በአገራችን ከሚገኙ ንግድና ድርጅቶች መካከል አንዱ ሲሆን የሰዎች መጠለያ የሚያገለግል ቆርቆሮ ምርትን ከአንድ ቦታ ወደ ሌላ ቦታ እየወሰዱ ለህዝቦች ተደራሽ የሚያደርግ የንግድ አይነት ነው ::

የመጽሄት ዜና ፤ የመጽሄት ዜና በሃገራችን ታላላቅ ባለስልጣናትን እንዲሁም የመንግስት አካላትን የእለት ተለት ውሏቸውን እንዲሁም በሃገሪቱ ላይ የእለት ተለት ስራቸውን ለህዝቡ ተደራሽ የምናደርግበት የዜና አይነት ነው።

አዲዳስ አዲዳስ ጫማ በሀገራችን ከሚገኙ የሱፐር ማርኬት ጫማዎች መካከል አንዱ ሲሆን ለይዝም ለየት ያለ በዝህቡ ዘንድ ተወዳጅ የሆነ የጫማ ዓይነት ነው ::

ፀጉር ቤት ፡-ፀጉር ቤት ውበትን ለመጠበቅ ከፍተኛ አስተዋጽኦ ካላቸው ተቋማት መካከል አንዱ ደግሞ ወንዶችም ለሴቶችም ንጽህናቸው እንደመጠበቅ ውበታቸውንም ለማስዋብ ይጠቅማል።

ክርስትና፤ ክርስትና በሃገራችን አሉ አሉ ከሚባሉ ሃይማኖቶች በስፋት ህዝቡ እየተከተለው ያለው የሃይማኖት አይነት ነው። ይህም ደግሞ ክርስቶስ በሚባል በአንድ አምላክ እናምናለን ብለው በሃገራችን የተከተሉት።

ሻንጣዎች ሻንጣዎች ከሱፐር ማርኬት ምርቶች መካከል የሚጠቀሱ ሲሆን ይህም ምርታችንን የተለያዩ እቃዎችን ቁሶችን የተለያዩ የተገዙ ከቦታ ቦታ ሲንቀሳቀስ ይዟቸው የሚንቀሳቀስ ምርቶችን ይዟቸው የሚንቀሳቀስ ምርቶችን ይዞ ለመሸከፍ የሚያገለግል ነው።

አዲስ ዘመን በሀገራችን በተፃፈው መፅሂፍት እና ጋዜጦች መካከል አንዱ ሲሆን ይህም ስለ ሀገራችን አንድነት ሰላም ፍቅርና ተስፋ እንዲሁም ስለ ዜጎች አስተዳደር የሚያትት ጋዜጣ ነው።

ነጠላ ጫማ፤ ነጠላ ጫማ እንግዲህ በሃገራችን ሽፍን ጫማ ለብሰን ከቆየን በህዋላ መጨረሻ ላይ ለመጸዳዳት ወይም ለመታጠብ፣ ንጽህናን ለመጠበቅ በምንዘጋጅበት ጊዜ የምንጫማቸው ናቸው።

ፑሽአፕ ፑሽአፕ፦ በሀገራችን ከሚገኙ የስፖርት አንዱ ሲሆን ይህም በተለይ በወጣቱ ክፍል ደህንነቱን ሉአላዊነቱን ለመጠበቅ ሲል ራሱን ብቁ አድርጎ ለመዘጋጀት ወይም ተዘጋጅቶ ለመጠበቅ የሚሰራው የስፖርት አይነት ነው።

የእንስሳት ምግብ እንስሳትን ከአንድ አካባቢ ወደ ሌላ አካባቢ ወይም ካደጉበት ወደ በጣም ተፈላጊ ወደ ሚሆንበት ቦታ ገበያ ወይም ዋጋቸዉ ከፍ ወዳለበት ቦታ የመሸጥ ሂደት ነዉ።

ሃብል በሃገራችን ለጌጥ ከምንጠቀምባቸው መሣሪያዎች መካከል አንዱ ሲሆን ይህም በሀገራችን ሴቶቹ ውበታቸውን ለመጠበቅ ወይም ጌጥ ለማምጣት የሚጠቀሙበት ማስጌጫ መሳሪያ ነው።

እትዬ ጣይቱ ፦ እትዬ ጣይቱ የሀገሪቱን ህልውና በማስጠበቅ ጉዳይ ትልቅ ድርሻ ያላቸው የሴት አርበኛ እንዲሁም ሀገሩን ቀጥ አድርገው በመምራት ልዩ አስተዋጽኦ ያደረጉ የሀገራችን ብርቅዬ መሪ ናቸው ።

ጫማዎች ፦ ጫማዎች በሀገራችን ከሚገኙ የሱፐርማርኬት ምርቶች መካከል ተጠቃሽ ሲሆን ይህም እግራቸውን ከብዙ ነገር አደጋ ለመከላከል ህዝባችን የሚጫሙት የ ሱፐርማርኬት ምርት አይነት ነው ።

የሬዲኦ ዜና በአገራችን ቀደም ብሎ ለህዝብ የተለያዩ መርጃዎችን በማዳርሰ በኩል ልዩ አገልግሎት የሚሰጥ የሀገራችን የዜና ምንጭ ነዉ።

ባጃጅ በሀገራችን ከሚገኙ መጓጓዣ እና ተሽከርካሪዎች መካከል ተጠቃሽ ሲሆን ይህም አነስ ያሉ ሰዎች በተለይም በገጠርማ አካባቢ ሰዎችን ለማጓጓዝ የምንጠቀምበት የ ተሽከርካሪ አይነት ነው።

ሸምበቆ ሸንበቆ በሀገራችን ውስጥ ከሚገኙት ቀጭን እና ረጅም ከሆኑት ዛፎች መካከል አንዱ ነው ።ይህም በተለይ በውሃ ዳርቻዎች በተለያዩ ከፍተኛ ቦታዎች የሚገኝ እጽዋት ነው።

ደላላ ደላላ በሃገራችን በተለይ በወጣቱ የህብረተሰብ ክፍል አንድን ፈላጊና ሻጭና ግዥን በመገናኘት ልዩ አስታዎፆ ካላቸው የስራ መስኮች መካከል አንዱ ነዉ ።

ፓስታ ፓስታ በሀገራችን አሉ ከሚባሉ ምግቦች መካከል አንዱ ሲሆን ይህም ህዝባችን በስፋት እየወደደና እየተጠቀመ ያለው የምግብ ዓይነት ነው። በዩንቨርስቲዎች ወይም ደግሞ በብዙ ተቋማቶች ጭምር ይሰጣል።

ተፈጥሮ እና አካባቢ ማህበራዊ የሆነ እንዲሁም ሙሉ በሙሉ ትሥሥራቸው ጥብቅ የሆነ፤ በተፈጥሮ ህዝባችን የተፈጥሮ የተፈጥሮ ሃብቶችን እየተጠቀመ የእለት ተእለት ኑሮውን የሚገፋበት ስነ ዘይቤ ነው።

የስፕራይት መጠጥ ።የስፕራይት መጠጥ በሀገራችን ከሚገኙ የስላሳ መጠጦች መካከል የሚመደብ ሲሆን ይህም ህዝባችን በጣም በፍላጎት እና በጣም በጉጉት እየተጠቀመ የሚገኘው የመጠጥ አይነት ነው።

ወይን ወይን በሀገራችን ከሚገኙ መጠጦች መካከል አንዱ ሲሆን ይህም በጣም ለብዙ አስፈላጊ ነው ተብሎ በመታሰብ በተሟላ ደረጃ ለህዝቡ ተደራሽ በማድረግ ይታወቃል።

ባንዲራና መለያ የኢትዮጵያ ባንዲራ የኢትዮጵያ ባንዲራ የሀገሪቱን እንዲሁም የሀገሪቱ ህዝቦች የሆኑ እና ኢትዮጵያን ብለው ሰላማቸውን ሉዓላዊነታቸውን እንዲሁም ብልጽግናን የራሳቸው የሆነ መታወቂያቸውን የሚገልጹበት አርማ ነው።

በጎር በሃገራችንብዙ ጥቅም ከሚያስገኙ ነገሮች አንዱ ሲሆን ይህም በተለይ በባህላዊ መንገድ ሰዎች በፈረስ በቅሎ ወይም በሌላ ባህላዊ መንገድ መጓጓዣ መንገዶች መካከል እንደ ለመቀመጫ ያገለግላል

የኤሌክትሮኒክስ እቃዎች የኤሌክትሮኒክስ እቃዎች በሀገራችን ከሱፐር ማርኬት ምርቶች መካከል ተጠቃሽ ሲሆን ይህም የተለያዩ የኤሌክትሮኒክስ እቃዎችን ለህዝቡ ተደራሽ ለማድረግ ሲባል የምናመርታቸው ናቸው።

የፊዚክስ ትምህርት የፊዚክስ ትምህርትበሃገራችን ተማሪዎች ሰባተኛ ክፍል ከደረሱ በኋላ የሚማሩት ትምህርት ሲሆን፤ ይህም ስለ አለም እውነታዊ ገጽታ ወይም ስለ አለም እድገት እና አካሄድ የምንማርበት ነው።

ቀለበት:- ቀለበት ከግራ እጅ የሚደረግ ሲሆን በተለይም ደግሞ በሀገራችን ሴቶች በብዛት በሰርጋ ሰርግ እንዲሁም ለተለያዩ የባዕል ቀኖች ለማጌጫ ይጠቀሙበታል።

ፌደራል፦ ፌደራል በሀገራችን ህግ ያስከብራሉ ከሚባሉ አካላት መካከል አንዱ ሲሆን እጅግ ለጥ ያላቸው የህዝቡን ሰላም በሀገራች ሆነው እና በመጠበቅ ልዩ ተሳትፎ ያላቸው

የስሚንቶ ማሽን የተለያዩ ሲሚንቶችን በመምረጥ ገበያ በማቅረብ በተለይም ደግሞ ለህንጻ ግንባታ እጅግ ጠቃሚ ነው ያላቸው ስሚንቶችን በማምረት ይታወቃል።

የማዲንጎ ሙዚቃ የማዲንጎ ሙዚቃ በሀገራችን ታዋቂ ከሚባሉ ሙዚቃዎች መካከል አንዱ ሲሆን ይህም በሃገር ፍቅር እንዲሁም ስለ ሀገር ሰላምና አንድነት የሚዘፈን ለህዝቦች ማራኪ የሆነ ሙዚቃ ነው።

መልስ ዜናዊ፤ መለስ ዜናዊ ለኢትዮጵያ ታላቅ ነገር ያበረከቱ መሪዎች ወይም አባቶች ተጠቃሽ ናቸው። እናም በሃገራችን የመንገድ እንዲሁም የብዙ መሰረታዊ አገልግሎቶችን በማስፋፋት ይታወቃሉ።

ወተት ወተት በሀገራችን ካሉ የምግብ ዓይነቶች አንዱ ሲሆን ይህም በተለይ ለህፃናቱ ክፍል ለጥንካሬ እና ጤናቸውን የተጠበቀ ለማድረግ ከሚመገባቸው ምግቦች መካከል አንዱ ነው ።

ሬዲዮ ሬዲዮየቴሌቪዥን ማህበራዊ ሚዲያ ለህብረተሰቡ በማሰራጨት ከሚያገለግ ከማህበራዊ ሚዲያዎች ውስጥ አንዱ ሬዲዮ ነው ይህ በአብዛኛው የገጠር ማህበረሰብ የከተማ ማበረሰቦች ምን ይጠቀሙበታል።

የወፍ ባህላዊ ህክምና የወፍ ባህላዊ ህክምና በተለይም ደግሞ በገጠራማ አካባቢ የህዝባችንን ጤና ለመጠበቅ ትልቅ አስተዋጾ ያለው የህክምና አይነት ነው።

ጉዞ ቱሪዝም እና ስደት በሀገራችን አንዳንድ ታሪካዊ ቅርሶችን ወይም አንዳንድ ባህላዊ ታሪኮችን ለማየት ወይም ለመጎብኘት ሲባል ከአንድ ቦታ ወደ ሌላ ቦታ ሰዎች እየተንቀሳቀሱ የሚያደርጉት ጉዞ ነው።

የሸቀጣ ሸቀጥ ንግድ:- የሸቀጣ ሸቀጥ ንግድ በሀገራችን ልዩ ገቢ ከሚያስገኙ ንግዶች መካከል አንዱ ሲሆን ይህም ህዝቡ በጣም በሚፈልግባቸዉ አካባቢዎች ለህዝቡ ተደራሽ በማድረግ ገንዘብ የማግኛ ሂደት ነዉ።

ፋሽን ልብስ እንግዲህ ሃገራችን ውስጥ ከዚህ በፊት ከነበሩት ልብሶች መካከል በዲዛይንም ሆነ በቅርፃ ቅርሶች ለየት ባለመልኩ ተዘጋጅቶ በአዲስ መልኩ ለገበያ የሚቀርብ የልብስ አይነት ነው ።

የትምህርት አገልግሎት የትምህርት አገልግሎት በአገራችን ትውልድ ህጻንነት አንስቶ ወጣትነት ዕድሜ ነገሮችን አውቆ እንዲሄድ የማድረጊያ ራሱን የቻለ ተቋም ተመሰርቶለት አገልግሎት የሚሰጥ የመሠረታዊ አገልግሎት አይነት ነው።

ሶፋ ወንበር ሶፋ ወንበር በመንግስት መስሪያ ቤቶች እንዲሁም በግለሰቦች እና በማህበረሰቦች ለመኖሪያ ቤት የሚያገለግል፤ ሰዎች ከስራ ሆነ ከተለያዩ ቦታዎች ሲመለሱ ለማረፍ የሚሆን የቤት እቃ ነው።

በላይ ምግብ ቤት፦ በላይ ምግብ ቤት በሀገራችን አሉ ከሚባሉ ምግብ ቤቶች ውስጥ አንዱ ሲሆን ይህም የለስላሳ መጠጥ እንዲሁም የኢትዮጵያ ዋነኛ የሚባሉ የምግብ ዓይነቶችን እና የመሳሰሉ ነገሮችን በመሸጥ ህዝባችንን የሚያገለግል የምግብ ቤት ነው።

መኮረኒ መኮረኒ በሀገራችን እጅግ ተወዳጅ ከሆኑ ምግቦች መካከል አንዱ ሲሆን ይህም ለሰውነት ጤናን ከመጠበቅ እንድሁም ጥንካሬ ከመስጠት አኳያ ልዩ አስተዋፅኦ ያለው የምግብ አይነት ነው።

ሎሽን እንግዲህ በተለይም በሀገራችን የእግራቸውን ውበት ለመጠበቅ የሚጠቀሙበት ከውበትና የውበት መጠበቂያ መሳሪያዎች መካከል አንዱ ነው ።

ጤናጣቢያ ጤናጣቢያ ህዝቦችን ከተለያዩ በሽታ ወቅተው የሚቆሙ ቋሚ የሆኑ በሽታዎች ለመከላከል ህዝቡን ጤናማ ለማድረግ በመንግስትም ሆነ በግል በየሰፈሩ ተደራጅተው የሚጠበቁ ለህዝብ ትልቅ ሚና።

የወረቀት ማሽን የወረቀት ማሽን ወረቀቶችን በማምረት ለህዝቡ በተለይም ደሞ ለተማሪዎች አዳዲስ ነገር መፃፊያዎችን ወረቀቶችን የሚያመርትልን የማሽን አይነት ነው።